ሶፍት ከ ሱፐር ማርኬቶች ዉስጥ አዱ ነው ይህ የ ሱፐር ማርኬት ምርትም በጣም የ ሚገጥመኝ የ ሱፐር ማርኬት ምርት ነው ነገሮችን ነገርችን ቆሻሻዎችን ለማንሳት እና ለተለያዩ አገልግለቶች የሚዉል ጠቃሚ የሆነ የሱፐር ማርኬት ምርት ነው ።

ቴዲ አፍሮ ከኢትዮጵያ ሙዚቀኞች ውስጥ ትልቅ ደረጃ ያለውና በኢትዬጵያ የሙዚቃ ኢንዱስትሪ እየሰራ የሚገኝ አርቲስት ነው እንግዲህ ትልቅ ደረጃ ላይ የደረሰ የትልቅ ሙዚቀኞች ማሳያ ነው።